የቆሻሻ አሰብሳቢ ሠራተኛ የቆሻሻ መመላለሻ መኪና የሚያሽከረክር ወይንም ከቆሻሻ አሰባሰብ እና መጫንቀርብ በቀጥታ የሚሰራ ግለሰብ ነው ከየቤቱ ከመስሪቱ በመሰብሰብ ወደ መኪናው ያስተላልፈዋል ይጭናል።

አዳማ ቅርንጫፍ ቤት ለኦሮሚያ ክልል ምስራቃዊ ክፍል ዋና የከል ነው አካባቢው ለሚገኙ ከአዲስ አበባ ይልቅ ነው የፓስፖርት አቅርቦት አገልግሎትን በክልል ደረጃ ያጠናከራል በትላልቅ ከተሞች አገልግሎት ስርጭት መሪ ሆኖ ያገለገል።

አዳማ ሳይንስና ቴክኖሎጂ ኢንስቲትዩት ዩንቨርስቲው በቴክኖሎጂ ብቻ ትኩረት ያደረገውና ታዋቂው የምህንድስና ታዋቂ የመንግስት ዩኒቨርሲቲ ነው በተለይም ማምረቻ በኬሚካልና የኤሌክትሪካል ምህንድስና ታዋቂ ነው።

ፖለቲካዊ ፓርቲ ፖለቲካዊ ፓርቲዎች የመንግስት ስልጣንን ለማግኘት የተደራጁ የፖለቲካ ስብስቦች ናቸው። የፓርቲው አባላት የጋራ አላማ እና ርዕዮተ አለም አላቸው።

የመኪና ክትትል ስርዓት የቆሻሻ ማመላለሻ መኪኖች ትክክለኛ ቦታ የጉዞ መስመር እና የሥራ ሰዓት የሚቆጣጠር ሳተላይት ቴክኖሎጂ ነው። የቆሻሻ አሰባሰብ በዕቅዱ መሠረት መሄዱን ለማረጋገጥ ይረዳል። የነዳጅ አጠቃቀም እና የመኪናዎችን የሥራ ብቃት ለመከታተል ያገለግላል።

የሰሜን ተራሮች ብሔራዊ ፓርክ በዩኔስኮ የዓለም ቅርስ የተመዘገበ ዋና መለያዎቹ የገደል ቋጥኞች፣ አንባቢዎችና እንደ ዋልያ፣ ጭላዳ ዝንጀሮ እና የኢትዮጵያ ቀይ ቀበሮ የሚገኙበት ድንቅ ቦታ ነው።

የሙያራሳ ራሳ ብሔራዊ ፓርክ በሰሜን ምስራቅ በአፋር ክልል ይገኛል ለአፍሪካ የዱር አህያ መጠለያ ነው ደረቅ እና በረሃማ በሆነ መልክዓ ምድር የተሸፈነ በፓርኩ ውስጥ የገዳሙ እና የአፍራታ ወንዞች ያልፋሉ በተለያዩ የጋዜና ኦሪክስ ዝርያዎች ይገኛል።

የግል ትምህርት ቤቶች በግል ዘርፍ አገልግሎት ለመስጠት በግል ባለሀብቶች ወይም ድርጅቶች የተቋቋሙ ተቋማት ናቸው። የመንግስትን ስርዓተ ትምህርት ተከትለው የራሳቸውን ተጨማሪ አገልግሎት ሊሰጡ ይችላሉ። ህገ ደንቦችን እንደ አማራጭ ይሰጡና ከመንግስት ትምህርት ቤቶች ተወዳዳሪ ናቸው።

አዲስ አበባ ሳይንስ እና ቴክኖሎጂ ዩኒቨርሲቲ በዋናነት በሳይንስ እና ቴክኖሎጂ ዘርፎች ላይ ብጫ ያተኮረ የልዩሙ ያተቋም ነው በምንድስ እና በኮምፒውተር ሳይንስ እና በኢንዱስትሪ ቴክኖሎጂ ትምህርቶች ላይ ከፍተኛ ትኩረት ይሰጣል ተማሪዎች በምርምር ሥራዎች ላይ የተሳትፎው የሚያደርጉ እና ተግባራዊ ውቀት የሚያገኙ በማድረግ ይታወቃል።

ጎንደር ዩቨርሲቲ የትምህርት ስሩ ከጤና ሳይንስ ኮሌጅ የሚመዘዝ ሲሆን በ1990ዎቹ ወደ ሙሉ ዩኒቨርሲቲነት ተሸጋግሯል በሰሜን ኢትዮጵያ ከሚገኙት ትላልቅ ተቋማት አንዱ ሲሆን በተለይም በጤና ሳይንስ ዘርፍ የሚሰጠው ትምህርት እጅግ የታወቀ ነው።

አዲስ አበባ ዩኒቨርሲቲ የኢትዮጵያ አንጋፋ እና ትልቁ ከፍተኛ የትምህርት ተቋም ሲሆን በ1950ም0ዎቹ ባጽ ኃይለ ስላሴ ስምተ መሰረተ በብዙ የትምህርት ዘርፎች የላቀ እውቀት ይሰጣል በተለይ በሕግ በጤና ሳይንስ እና በማይበራዊ ሳይንስ ትምህርቶች ታዋቂ ነው በሀገሪቱ የሰው ኃይል ልማት እና የምርምር ሥራዎች ግን ባድ ቀደ የሚና ይጫወታል።

የትምህርት ቤት ቦርድ በትምህርት ቤቶች አስተዳደር በጀት ና ፖሊሲዎች ላይ የሚወስን የአካባቢ ማህበረሰብ ወላዦች እና መምህራን ስብስብ ነው የመንግሥት ትምህርት ቤቶች ኀላፊነታቸውን ለመከታተልና ለሕዝብ ተጠያቂነት ለማድረግ ይሠራሉ በትምህርት ቤቱ ዕቅዶች እና ውሳኖች ላይ የሕዝቡ ተሳትፎ ይረጋግዳል

የትምህርት ቤቱ ውጤታ ማነት ና ተማሪዎች ለመዘመናዊ ዓለም ቶዳዳሪ የማድረግ ብቃት የሚሰጠው እውቀት ዓለም አቀፍ ደረጃን የጠበቀ ከስራ ገበያ ፍላጎት ጋር የተገናኘ መሆን አለበት በጥራት ደረጃ ከፍተኛ ውጤት ያላቸውን ተማሪዎች ማእፍራትእና የመምህራን ብቃት ማሳደግ ይጠበቃል

የአስተደርቆሻሻ ከመምራት ጀምሮ እስከ መጨራሻው አወጋገት ድረስ እያንዳንዱን ሂደት የሚመራ ስርዓት ነው መሰብሰብ መለየት ማጓጓስ ዳግም ጥቅብ ላይ መዋል እና ማከማቼት ያካትታል የመንግሥት ወይሚግል ተቋማት የቆሻሻ አስተለደር ሃላፍ ነት አለባቸው

የነፋስ ስልክላፍቶ ቅርንጫፍ ጽፈት ቤት በደቡብ ሚዕራብ አዲስ አበባ የሚገኝ ቅርንጫፍ ነው። ለዚህ ሰፊ አካባቢእና በአቅራቢያው ላሉ ከተሞች ያገለግላል። የዋናው መምሪያ ጽፈት ቤት ጫና በአካባቢ ደረጃ ይቀንሳን የህዝብ ፍሰቱን ተከተሎ የተቋቋመ አዲስ ማዕከል ነው።

ሎዓላዊነት ሎዓላዊነት ማለት አንድ መንግሥት በራሱ ክሌል ውስጥ የመጨረሻ እና ከፍተኛ ሥልጣን ባለቤት መሆን ማለት ነው መንግሥት ያለዎች ጣልቃገብነት የሀገር ውስጥ ጉዳዮችን የመወሰን ነፃነት አለው ሕዝቡ ወይም መንግስት የሥልጣን ባለቤት ናቸው ማለት ነው።